ትሬጅ በደጋወም በብዙ ቁጥር ታካሙስ የመጋትንበት ጊዜ ሕክምና ባለመዎች የህመንቶኞችን ቅድሚያ የሚሰጡ የክምና ዓይነት የሚወሰንቤት ሂደት ሲሆን በአስቸኳይ ና ለይሆ ታስኪ የሆኑ ሁኔቶችን ቅድሜያ ያገኛሉ ይህም ውስን የሆነ ሀብቶችን ውጥታማ በሆነ መንገድ መጠቀብ ነው

የቆሻሻ ስራ ቆሻሻ ጠንካራነ ፈሳሽ በአግባቡ መሳዊሰ አጓኮዝ ከማስወገር አካቢት የነ መጠበቅ አስፈላኙ በአግባቡ ያልተያዘ ቆሻሻ በእሽት ምጭ ተዋሲያን እንዲራባ ውሃ አፈር እንዲበኩሉ ያደረገው የቆሻሻ ያዝ እና ደገና ክምላይ የማዋል ማደራ ማድረግን ማፍሻሻ የአካዩቶጽኑን መቀንስ ይቻላል።

ፀረ-አለርጂ መድኃኒቶች የሰውነትን ለአለርጂ ምላሽ የሚቀንሱ መድኃኒቶች ናቸው። በሰውነት ውስጥ ሂስታሚን የተባለውን ኬሚካል በመዝጋት ማስነጠስን፣ ንፍጥን እና ማሳከክን ያስታግሳሉ። በስፋት ይሸጣሉ

በቫይረስት የሚከሰትና የተጎዳ እንስሰትን በመንከስት የሚተረፍ የነዕርቭ ሥርዓት በሽታችም ፈጣን ህክምናዊም ክትባት ካልተገኘለት ለሞትም ሊዳርገን ይችላል። የቤት እንስሳትንም መከተብ ወሳይ የመከላካያ ዘዴ ጭምርም ነው።

የእንስሳት የአመጋገብ ሳይንስ የእንስሳት የአመጋገብ መስፈርቶችን በመወሰንና የአመጋገብ እጥረቶችን በሽታዎች በአመጋገብ ሕክምና አማካይነት በማከም ላይ የሚያተኩር ሲሆን፤ የተለያዩ የጤና ሁኔታዎችን ምግቦችንም ይመክራል እንዲሁም እንዲያዘጋጁ ያደርጋሉ። በዛ ላይም ጥሩ ነገር እንዲበሉ ያደርጋል።

የቀዶ ህክምና ክፍል ይህም የተለያዩ ማሽኖች ብርሃን ምንጮች እና ለመጠራቶችን ይይዛል።

ሽምብራ ሽንብራ በኢትዮያዊያን ዘንድ ለቆሎ ምግብነት ከምንጠቀማቸው የምግብ ዓይነቶች መካከል አንዱ ሲሆን ሽንብራንም ተቆልቶ ለምግብ እንዲሁም በክክ መልክ ለወጥ መሥሪያነት የሚያገለግል የሰብል ዓይነት ነው። ይህ ሰብልም በስፋት በበረሃ አካባቢ ይበቅላል።

የምግብ ደህንነት ምግብ ከማምረት አነስቶ እስከ ፍጆታ ድረስ ንጹህ እና ለምግነት ምቹ የሆነ ምግብ መቅራቡን ማረጋግጥ የምግብ ደህንነትን በባክቴሪያ፣ በቫይረስ ወይም በኬሚካ የተበከለ ምግብ ወደ ሰውነት እንዳይገባ ይከላከላል። ደካማ የምግብ አያያዝ ምግብ መመረዙን ይከላከላል።

ፋርማሲስት መድኃኒቶችን የሚያከፋፍሉ፣ የአጠቃቀም መመሪያ የሚሰጡ እና የመድኃኒት ደህንነትን የሚከታተሉ ባለሙያዎች ናቸው። የታዘዙ መድኃኒቶች ትክክለኛነትና ከሌሎች መድኃኒቶች ጋር ያላቸውን ግንኙነት ይገመግማሉ ናቸው ።

ኢየርሻ እንስሳቲህ በእጎች ነፊዮች ላይ ትኩርት የደረግስ ሆን በረስተኛ ይዘቶች ላይ በላሉ ሊተገበር ይችላል እነዚህ እንስሳትን በስቸጋሪ ከቡት መሎወስ ለሚችሉ በቀቀር ቤትን በገንተራሪ ትልክ ቦታ ሚናል እጫዎት በአነን ለእስጋለ ወተትና ለቆዳ የሚሆኑ ናቸው""

የእንስሳት የአይን ሕክምና በእንስሳት ዓይን በሽታዎች ጉዳዎች ላይ የሚያተኩር የሕክምና ዘርፍ ሲሆን የአይን ሞራ ግርዶችን እና ቀዶ ሕክምና፣ የግላኮማን ሕክምና እና ሌሎች የአይን ጤና ችግሮችን ለመፍታት የሚሠራ የሕክምና ዘርፍ ነው። ይህም የእንሳት ደህነትንም ይጠብቃል፤ የአይናቸውን ማለት ነው።

ከዩ ጤና ፖሊስ በሰው ጤና ላይ ተጾኑ የሚያሳድ ያክብኔቶች እንዳያየ ብክለት ውሃ እና የቆሻሻ ለሞቅታትር የተቀረጸ ፖሊሲ እንዱስ ረጆችን በሞስት እና የካዩ ጥባቅ ናይ በማስፈሰም ላይ አተኮ ህምስራ የጤና ፖሊሲ ዘዲ ሲሆን ይህም የጤና አጠባባ ገን ሚያከተታል፡፡

እንጽህና አጠባቅ የሰው ቆሻሻ ስጋራን ሸንት አጋቡ ማስተረደርን ያመለከታል ።ድህነቱ የተጠበቀ የመፅራጃ ቤት አቅርቦታሺ ቆሻሻ ውሃ ያይዝን ያጠካላ የተሻሻለ ንጽህእና የአካቢ ክለትን በመከነስ እንደታቅመት ያሉ በሽተዎችን ክትረንም ሰውን ጤና እና የምርተማነ ተመሻ ውሳይ ነው

የእንስሣት አደህነት እርባታ የሚካይበ ቦታ ንጹት እና ምቺ በሙቀት መጠር እና በእቂ ቦታ መኖሩ የሚያራገጥ ሲሆን እንስሳት በጥሩ ሁኔታ መንከባከብ እና ህመምና ጭንቀትን ባስግር የምህርትን ጥራት እና መጣንን ከፍያርጌ ኢትዮጵያ ሕግጋትን ዓለም አቅፍልጆች ማክበርም ያስፈልጋል።

መተንፈሻ መሠሪያራሳቸው አተነፋፈት ሊተደለተዳከመ ወይንም በሙሉ በሙሉ ለቆመባቸው ታካሚዎች ኦክስጅም ወደ ሳንባ ውስጥ እንዲገባ የሚያስችር የህይወት እሊጋብ መሰሪያ ሲሆን በጽኑ እንክ ብካቤ ማለትም በይስዩ ውስጥ ላሉ ሰዎችም ወሰኝ የሆነ መሰሪያ ነው፡፡

የእንሳጤ ውስጥ ዶቡቤ ሕክምና የቀዱ ሕክምና የሚይፈልጉ የውስጥ አካል በሽቶዎችን እንደ ኩሎለት የልብ የጨጓራ ወይንም የኢንዱትራፒ ሲስተም ችግሮችን በመኖር እና በማከብ ላይ የሚያተኩር ስራሴን ብዙ ጊዜ የላቀ ምርመራ መሰሮች እዲህ ሥራ ሳውንድም ይጠቀማል

የድንገተኛ ቀዱ ወክምና በአደጋዊም በድንገተኛው በሽታ ምክንያት ለይወት አስኪ የሆን ሁኔታ ሲከሰቱ የሊያሆኑ የሚደረግ የቀዱ ወክምና ለምሳሌ ከባድ ውስጥ ደም መፍሰስ ወይም የአንጀት መቆራረት በሚከሳትበት ጊዜ የሚፈተር የበሽታይ ነትነ

የስፖርት ሕክምናይህ ዘር በአካል እንቀስካሴእን አስፖርት የሚደረጉ ሰዎች ላይ የሚከሰቱ ጉዳቶችን በሽቶችነ ያፈፃፀም ጉዳቶችን ለመከላከ በመመርመር እና በማከም ላይ ያተኩራ የስፖርት ሕኪሞችን የተለክስ ስልጣኞችንን የሚያክም ነው።